አትሌቲክስ እና ስፖርት ማለት የተለያዩ የሰውነት እንቅስቃሴዎች ሲሆን፤ ይህም ደግሞ ሰውነት ጤናችንን ለመጠበቅና የሰውነት ቅርጻችንን ለማስተካከል የሚጠቅመን የስፖርት አይነት ነው። ስፖርት ለሰው ልጆች ጤንነት በጣም አስፈላጊ ነ።

ከቤት ውስጥ ቁሳቁሶች ውስጥ አንዱ የሆነው ቁም ሳጥን ሲሆን ይህ ቁምሳጥን ደግሞ የተለያዩ እቃዎችን ፣የተለያዩ ልብሶችን ለማስቀመጥ የምንጠቀምበት የቤት ውስጥ እቃ ሲሆን ከእንጨት የተሰራ በጣም የሚያምር የቤት ውስጥ እቃ ነው።

የቅዱስ ሚካኤል ስዕል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታዮች ዘንድ ደግሞ ዋና መላክ በማለት የሚጠራው የምናከብረው ቅዱስ ሚካኤል ይባላል

በምስሉ ላይ እንደምንመለከተው እንግዲህ ይህ ትምህርት ቤት ነው። በአራዳ ክፍለ ከተማ ወረዳ 07 ትምህርት ቤት ኢትዮጵያ ቅድመ አንደኛ መካከለኛ ደረጃ ትምህርት ቤት የሚማሩበት ወይም አንደኛና ቅድመ መደበኛ ደረጃ ተማሪዎች የሚመሩበት ትምህርት ቤት ቦታ ወይም ህንፃውን የሚያሳይ ምስል ነው።

ይህ ምስል የኢትዮጵያ ጠቅላይ ሚኒስቴር የሆኑት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ሌሎች የስራ ባልደረቦቻቸው በስብሰባ እያካሄዱ የሚያሳይ ምስል ነው።

ውበት መጠበቅ ከሚባሉት ውስጥ አይነት ሰውነቱን ለማስረቀቅ ለመከላከልና እንዲኖረው ለማድረግ የሚያገለግል የመዋቢያ አይነት

አማራ ሚዲያ ኮርፖሬሽን ለመስኖ ስርዓት የተደገፈ ዜና ወደ ማቅረብ ላይ የሚጠየቅ ምልክት ነው ሚዲያ ኮርፖሬሽን እንግዲህ የተለያዩ መረጃዎችን ወደ ማበረሰብ በመድረስ የሚታወቅ የመረጃ ምንጭ መሆኑን ይታወቃል

በቤት ውስጥ ለተለያዩ ነገሮች የሚያገለግሉ የቤቶች ዕቃዎች ናቸው። በአብዛኛው በገጠር አካባቢዎች የሚገኙ የተለያዩ የቤት እቃዎች ሲሆኑ ዋንጫ፣ ፌጭ፣ ማንቆርቆሪያና፣ ብርሌ የተባሉና ሌሎችም እቃዎች ይታያሉ።

ቁሳቁስ ከቁሳቁሶቹ ውስጥ አንዱ የሆነው ለመቁረጥ የሚያገለግለው መቀስ በመባል ይታወቃል በገጠሩ አካባቢ ደግሞ መቆረጭት እየተባለ የሚጠራው ጸጉርን ለመቁረጥ እንዲሁም ደግሞ የተለያዩ ነገሮችን ለመቁረጫነት የምንጠቀምበት ስለታም ነገር ነው።

ይህ ምስል እንግዲህ አዲስ አበባ ውስጥ ወደ ተለያዩ ቦታዎች በምንቀሳቀስበት ጊዜ አቅጣጫን ለመጠቆም የሚያገለግለን ምስል ነው። ማለት እዚህ ቦታ በምንደርስበት ሰአት ወደ የትኛው ቦታ ነው የምንሄደው የሚለውን የሚያሳየን ነው። ማለትም ቤተመንግስት፣ ፒያሳ፣ ተክለሀይማኖት የሚሉትን ያሳያል ይህ ምስል አሁን ለምሳሌ።

ይህ ምስል እንግዲህ የአማራ ሚዲያ ኮርፖሬሽን ያቀረበው የዜና ሰዓቱ ነው ማለት ነው ባህር ዳር ላይ የተካሄደ በጥምቀት በዓል ላይ ኦርቶዶክስ ተዋህዶ ቤተክርስቲያን የእምነት ሰዎች የጥምቀት በዓልን አከባበር የሚገልጽ ማለት ነው።

አማራ ሚዲያ ኮርፖሬሽን እንደሚታወቀው የመረጃ ምንጭ ነው። ይህ የአማራ ሚዲያ ኮርፖሬሽን ጉብኝት በሚባሉ የዜና ፕሮግራሙ ላይ የልማት ትሩፋት የሚለውን በደሴ ከተማ የተካሄደውን ስብሰባ በመዘገብ ላይ የሚያሳይ የዜና ሰዓት።

ይህ የማስታወቂያ ስነ-ስርአት ወይም የማስታወቂያ ምስል ስለ ቅዱስ-ጊዎርጊስ ቢራ እያስተዋወቀ ይገኛል። ይህ ማለት ቅዱስ ጊዎርጊስ ተወዳጅ ነው ወይም የተለየ ነው ለማለት የተጠቀሙበት ነው።

ሕጋ አስከባሪ ከምንላቸው ውስጥ አነዝጋ ለምሳል ኢትዮጵያ ፌዴራል ዲሞክራሲሪፕብሊክ ፌዴራሎች በመባል የሚታወቁት ናቸው። እንግዲህ አለፋጭው በመስብሰባ ላይ እያሉ ማለት ነው ተሰብስበው መረጃ ወይንም ደግሞ ትዛዝ የተሰጣቸው የሚያመለክት ነው።

ሐይቅ ሐይቅ ማለት በተፈጥሮ የተገኘ ውሃማ አካላት ውስጥ አንዱ ሲሆን፤ በሃይቁ ላይ እንደምናየው የታንኳ ምልክትና እናያለን። ይህ ታንኳ ደግሞ በታንኮች በመንቀሳቀስ የተለያዩ የተፈጥሩ እንሰሳቶችን ወይም አሳዎችን በማጥመድ ለመኖሪያ ወይም ለምግብነት እንጠቀንባቸዋለን።

በምስሉ ምንመረከተው እንግዲህ በጣም ዘመናዊ የሆነ እና የሚያመር የከተማዊ የመኖሪያ ቤት ነው። ጥር አለው እንዲሁም ደግሞ መናፈሻ ያሉት የመኖሪያ ቤት ሲሆን።

የጁስ ፋብሪካ ማለት የተለያዩ የመጠጦችን ወይም ለስላሰመጠችን ጁስ የሚባላውን ማንጎ ጁስን በማምረት ላይ የሚያሳይ ምልክት ነው ይህም ደግሞ ጁስን በማምረት ለማህበረሰቡ የሚያቀርብ ፋብሪካ ነው።

ይህ እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የመመናኖች ተሰባ ስበው በአንደላይ ሻማ በማብራት ነጠላቸውን ለብሰው የእምነት ሥርዓቱን በማከናወን ላይ የሚያሳይ ምስል ነው ማለት ነው።

ኩሪፍ ቱ ሬስቶራንት ኩሪፍ ቱ ሬስቶራንት ማለት በባህር ደር ከተማ የሚገኝ በጣም ደስ የሚል እና ታዋቂ ባህላዊ የቤቶች አሉበት እንዲሁም ደግሞ፤ ታዋቂ የሆነ ሬስቶራንት ነው።

ይህ ምስል እንግዲህ በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ማህበረ ቅዱስ ተብሎ በሚታወቀው በገና ሰልጥኖ ኔበገናቸውን እየደረደሩ ወደ መስቅላደባባይ በአል እን ለማክብር ህብረት የሚጓዙበት ወቅት የሚያሳይ ይምስል ነው።